ምስሉ ላይ እንደምንመለከተው የአማርኛ ፈሊጦች የሚል ጽሑፍን የያዘ የመጽሐፍ ሽፋን እንመለከታለን። በዚህም መጽሐፍ ሽፋን ክብ ነገር፤ አራት ማዕዘን ቅርጽ ያለው ነገር እንመለከታለን። የአማርኛ ፈሊጦች የሚለው ጽሑፍ ደግሞ በነጭ ቀለም ተጽፎ እናየዋለን።

ይሄ ምንድነው? ትልቅ የኢትዮጵያ በዓል አይመስልምን? ነጭ የለበሱት ሰዎች በዓሉን እያከበሩ ነውን? ጃንጥላዎቹስ ምንድናቸው? በኢትዮጵያ ኦርቶዶክስ ቤተክርስቲያን የታቦት ማጀቢያ የሚዉል አይመስልምን?

ሳራማ በሆነ ሜዳ ላይ አንድ ፈረስ ሳር ሲግጥ እናያለን።

ምስሉ ላይ የምንመለከታት ሴት የልጆች ፕሮግራም አስተዋዋቂ ናት ይች ሴት አረንጓዴ፣ ቢጫ፣ ቀይ ቀለም ያላቸው ቀሚስ ለብሳለች ፤ ጸጉሩዋን ከሁለት አሲዛለች ፤ በ እጁዋ እየዘፈነች እና እየጨፈረች ትታያለች።

በምስሉ ላይ የምንመለከታቸው መነኩሴ ቢጫ ቀለም ያለው አስኬማ ለብሰው፣ ኩርምት ብለው በሚያሳዝን ሁኔታ ኩርምት ብለው መጽሃፍ እያነበቡ ይገኛሉ ። ከፊትለፊት ደግሞ ቀሚስ የለበሰች እናት ነሚያሳዝን ሁኔታ እየተከዘች ትታያለች።

ምስሉ ላይ እንደሚታየዉ በአማራ ሚዲያ ኮሚኒኬሽን እየተላለፈ ያለ ዜና ሙዳይ ነዉ። በዚህም ዜና ብዙ ሰዎች ተሰብስበዉ በመቀመጫ በአንድ አዳራሽ ዉስጥ ይታያሉ። ዜና አቅራቢዋም በስተ ግራ በኩል ትታያለች።

ምስሉ ላይ እንደምንመለከተው የ ሃበሻ ቢራ ጠርሙስ ሲሆን ፤ በዚህም ጠርሙስ ሞለል ያለ ቅርጽ እና በቆርቂ የተከደነ ሲሆን ቡናማ ቀለም ያለው ነው። ሀበሻን የሚወክሉ ምስሎች ደግሞ በጫፍ አናቱላይ እና መሃል ወገቡ ላይ ይታያል።

ምስሉ ላይ እንደምንመለከተው አንዲት አይጥን እናያለን አይጢቷ በሁለት እጆቿ አፏን ይዛለች በጣም በግርምት የምታይ ትመስላለች እና ቡናማ ከለር አላት ጥቁር አይኖች እንዲሁም ፂም የሚመስሉ ነገሮች ይታያሉ።

ምስሉ ላይ እንደምትመለከቱት አንድ ከተማ ትታየናለች። በዚችም ከተማ መኪናወች፣ ሰዎች ቤተክርስቲያን እየተመለሱም ይታያሉ። እና ሀገሪቷም በዘንባባ የተዋበችም ናት። እና ሀገሪቷ ማን ትመስላችኋለች?

ምስሉ ላይየምንመለከታቸው የተነፉ እና የታሰሩ ፊኛዎች ናቸው ። እነዚህም የተለያየ ቀለማት ሲኖራቸው ከሰኞ እስከ እሁድ ያሉትን ቀናት የሚያመለክቱ ናቸው :: ሰኞ ፣ማክሰኞ፣ አሮብ ፣ሐሙስ፣ አርብ ፣ቅዳሜ፣ እሁድ የሚል ፅፎችን ተፅፎባቸው እናያለን ::

ምስሉ ላይ የምንመለከተው በተለያየ ቀለም ማሸጊያ ውስጥ ያሉ የሶፍት አይነቶች ናቸው እነዚህም ቪቫ የሚል ፅሁፍ ተፅፎባቸው እናያለን ተመሳሳይ ፅሁፍ አላቸው ግን የተለያየ ቀለም አላቸው የመጀመሪያው በነጭ ቀለም የተፃፈ ሲሆን ሌሎች ደግሞ በቡናማ ቀለም ተፅፈዋል።

ምስሉ ላይ የምንመለከተዉ ፀጉር ቤት ነዉ። በዚህ ፀጉር ቤቱ ዉስጥ አምስት ካክሶች ይታዩናል። በአምስቱ ካክሶች ትይዩ ደግሞ 3 ጥቁር ቀለም ያላቸዉ ወንበሮች ይታዩናል።

ምስሉ ላይ የምንመለከተው በየአይነት የሚባል የምግብ አይነት ሲሆን በውስጡ የተለያየ የወጥ አይነቶችን የያዘ እንጀራ በሞሰብ ውስጥ እንመለከታለን። በጣም የሚያምርና የሚያስጎመዥ ለመብላት የሚያጓጓ ምግቦችን ይዞ እንመለከታለን።

ምስሉ ላይ የምንመለከተው ብዛት ያለቸው ሎሚዎችን ነው ።እነዚህ ሎሚዎች በውጭ በኩል ጥቁር ቀለም ባለው በውስጥ በኩል ደግሞ ቡናማ ቀለም ባለው ካርቶን ውስጥ የሚገኙ ሲሆን የሎሚዎቹ ቀለም ደግሞ ቢጫ ነው።

ምስሉ ላይ የምንመለከተው በአንድ የእርሻ ላይ ያለ ገበሬ ነው። በእርሻ ማስታው ላይ የደረቀ ግብፆች ይታያሉ። ገብሶችን እያጨደ ይገኛል። ምስሉ ላይ የምንመለከተው ገበሬ በጣም ደክሞት አጎምብሶ እንመለከታለን።

ምስሉ ላይ የምንመለከተው ባጃጅ የምትባል አነስተኛ መጓጓዣ ሲሆን ይች ባጃጅ ከላይ በኩል ነጭ ሸራ በመሰለ ነገር የተወጠረ ሲሆን ሌላው የአካል ክፍሎቿ ደግሞ ሰማያዊ ሲሆኑ ከጀርባ በኩል ደግሞ የሆነ ግንብ የሚመስል ነገር ይታያል።

ምስሉ ላይ ሶስት ቤቶችን እንመለከታለን በስተግራ በኩል ቀለም የተቀባ ቤት በስተቀኝ በኩል እና መሃል ላይ ተመርጎ ግን ያልተለሰኑ ቤቶችን እንመለከታለን በስተውጭ በኩል ደግሞ አጥር የታጠረ ቤት እንመለከታለን አጥሮቹ ላይ የእጽዋት በር ይታያል።

ምስሉ ላይ እንደምንመለከተው አንድ ጥሩምባ የሚመስል ነገር ከቀንድ የተሰራ ነገር እንመለከታለን ይህም ወርቃማ ቀለም ሲኖረው ጫፍ እና ጫፉ ላይ የተለያየ ቅርጻ ቅርጽ ያላቸው ነገሮች እዛው ምስል ላይ ይታያሉ። እንዲሁም በጫፍ በኩል ሰበር ብሎ እናየዋለን።

ምስሉ ላይ የምንመለከታቸው ሰዎች ባህላዊ ልብስ ለብሰው ባህላዊ ጭፈራ እየጨፈሩ ይታያሉ። ተመሳሳይ ልብስና ጫማ አድርገዋል። ከሁለተኛው ውጭ ሁለተኛው ግን የተለየ ጫማ ስላደረገ ማለት ነው። ከኋላ ደግሞ የተለያየ ሙዚቃ መሳሪያን የሚጫወቱ ሰዎች ይታያሉ።

ምስሉ ላይ እንደምንመለከተው ከአፈር ጋ የተደባለቀ ውሃ በድልድይ መካከል ሲሄድ እንመለከታለን። በቀኝና በግራ በኩል ደግሞ ተራሮች ይታያሉ እነዚህ ተራሮች ጥቅጥቅ ባለ ደን ተሸፍነው እንመለከታለን።

በምስሉ ላይ እንደምንመለከተው አንድ የአበባ እርሻ ማሳ እናያለን በዚህም የእርሻ ማሳ ብዛት ያላቸው አበባዎች ፀድቀውና ፈንድቀው እናያቸዋለን ።እናም በዚህ ማሳ ውስጥ አንዲት ሴት አበባ እየቆረጠች ወደ አበባ ማስቀመጫው እያስገባች እናያለን።

ምስሉ ላይ እንደምንመለከተው ከሸክላ የተሰራ ድስት እንመለከታለን። እነዚህም ድስቶች ምግብ ማብሰያ የሚውሉ ሲሆኑ ከጎኑ ደግሞ የቡና መቁያ የሚሆን ብረት ነገር ይታያል ጥቁር ቀለም አላቸው ሁሉም።

ምስሉ ላይ እንደምንመለከተው ደግሞ አፄ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ የመታሰቢያ ሀውልት ነው። በዚህ ሀውልት አፄ ቴዎድሮስ ቀይ ጃን እና በቀኝ እጁ ደግሞ የኢትዮጵያን ባንድራ ይዞ ይታያል። መድፍ ከጎኑ ይታያል።

ምስሉ ላይ የምንመለከተው የመማሪያ ክፍል ነው። ፊት ለፊት የመማሪያ ሰሌዳ ይታያል። በስተግራ በኩል ስዕል ይታያል። ብዛት ያላቸው ጠረንጴዛዎች እና ብዛት ያላቸው ወንበሮች ይታያሉ እንዲሁም መስኮት በስተቀኝ በኩል ይታያል።

ምስሉ ላይ የምንመለከተው በአንድ የሸክላ ንስሀ ውስጥ ያለ የዶሮ ወጥ ነው።

ቃሪያ፣ ቲማቲም፣ ሽሮ፣ ጎመን አጠቃላይ አንድ ላይ የያዘ እንጀራ ይታየናል።

ምስሉ ላይ እንደምንመለከተው አንድ መኖሪያ ቤት እንመለከታለን። እሚያምር መኖሪያ ቤት ነው። ከጎኑ ትልቅ ዛፍ አለ። በሩ አበባ በሚመስል ቅርፅ የተሰራ የሚያምር በር ሲሆን ከጎኑ ደግሞ አራት ማዕዘን ቅርፅ ያለው ነገር ይታያል።

ምስሉ ላይ እንደምንመለከተው ሁለት ፍሪጆች ይታያሉ። እነዚህ ፍሪጆች አንደኛው የተዘጋ ነው። አንደኛው የተከፈተ ነው። ከተፈተው ፍሪጅ ውስጥ ደግሞ የተለያዩ ነገሮች ይታያሉ። ከታች በኩል በዛ ያሉ ፍራፍሬዎች ይታያል። ከላይ በኩል እንቁላል ይታያል።

ምስሉ ላይ የምንመለከተው የመጽሐፍ መሸጫ መደብር ነው። በዚህ መደብር ብዛት ያላቸው መጽሐፎች ተደርድረው እንመለከታለን። ከነዚህ መጻሕፍት ውስጥ ስሙር የህይወት ፍልስፍና ልማዴ ነህ ኅብር የሚሉና የመሳሰሉት መጽሐፍ ተደርድረው እንመለከታለን።

ምስሉ ላይ እንደምንመለከተው ታላላቅ አባቶች ተሰብስበው እናያለን። ከነዚህ መካከል አንዱ ቁሞ እየተናገረ የጻፈውን እያነበበ ይታያል። እነዚህም አባቶች ነጭ ጋቢ ለብሰዋል። ጥምጣም ጠምጥመዋል። የሚናገረው ደግሞ በእጁ ጭራ ይዟል።